በኢትዮጵያ ከገጠር ወደ ከተማ የሚደረጉ ስደቶችን ወይም ፍልሰቶችን ምክንያት በማድረግ የገጠር ምርት አቅርቦት እንዳለ መንግስት አስታውቋል።

ዋትስአፕ ከታዋቂ ማህበራዊ ሚድያዎች ዉስጥ አንደኛው ሲሆን ይህ ዋትስአፕ የሚሰራው በስልክ ባሉ ኮንታክቶች አማካኝነት በዙርያ ያሉት ሰዎች የምታወራበት የማህበራዊ ሚዲያ ነው::

የመጠጥ ውሃ አገልግሎት ከመሰረተ ውስጥ አንደኛው ነው። ይህ የመሰረተ ልማት አገልግሎት በከተማ አካባቢ በስርጭት ያለ ሲሆን በገጠር አካባቢ ደግሞ የከርሰ ምድር ውሃን በመቆፈር ለማህበረሰቡ ተደራሽነት እያደረገ

ከገጠር ወደ ከተማ በሚደረጉ ፍልሰቶች አማካኝነት የብዙ ሰዎች የከተማ ጥበት እንዳጋጠመ እና የመኖሪያ ቤት እጥረት በከተማ አካባቢዎች እንደሚፈጥር ይታወቃል። ይህም ማድረግ መንግስት ወደ ገጠራማ አከባቢዎች አስተምሮቱን መፍጠር እንዳለበት ይታሰባል።

የወሎ ባህላዊ አለባበስ ያችን አረንጓዴ ሱሪ እና ቁልፍ ያለውን የወሎ የሰቆጣ አለባበስ የሆነው ይህ አለባበስ በተለያዩ የፋሽን ኢንዱስትሪዎች ውስጥ አሁን ዝናን እያገኘና ወደ ተለያዩ የአልባሳት ቁምጣ ስታይሎች እየተቀየረ ይገኛል ::

አስቴር አወቀ ከኢትዮጵያ ታዋቂ የሴት ዘፋኞች ዉስጥ አንዷ ናት። ይች ዘፋኝ የኢትዮጵያ ሙዚቃ አንድ ደረጃ ከፍ ያደረገች ናት።

ከኢትዮጵያ ተወዳጅ ሙዚቃዎች ዉስጥ የአንባሰል ቅኝት ተጠቃሽ ናቸዉ። እነዚህ አባሰል ቅኝት የቀደምት ወቅት በጣም ተወዳጅነትን ያገኙ እና በአሁኑ እየተዘፈኑ ያሉ በእነ አሰሰቴር አወቀ እየተዘፈኑ ያሉ የዘፈን ስልት ናቸዉ።

አይጥ ከዱር እንስሳዎች መካከል አንዱ ሲሆን መሬትን ቆፍሮ እና እዛ የሚኖር የዱር እንስሳ ነው። ይህች የዱር እንስሳ ለቀይ ቀበሮዎችና ድመቶች ደግሞ ለምግብነት የሚያውሉት የዱር እንስሳ ነው። በቀላሉ ሊታደን የሚችል የዱር እንስሳ ነው።

የአይሁድ ሃይማኖት እየጠፋ ያለ ሀይማኖት ነው ።የኢትዮጵያ ክልሎች ስፔሻሊ በጎንደር አካባቢ ያለ ሃይማኖት ነው። በአሁኑ ሰዓት ወደ እስራኤል አካባቢ የተሰደዱ ይገኛሉ የዚህ እምነት ተከታዮች።

ኢትዮጵያ ጠላትን ካባረችባቸው ታሪኮች መካከል የአድዋ ድል ታሪክ ተጠቃሽ ነው የአድዋ ድል በኢትዮጵያ አሁን መቶ ሃያ ዘጠነኛ ጊዜ የተከበረ የድል በዓል ሲሆን ።

ቴዲ፤ ቴዎድሮስ ካሳሁን በኢትዮጵያ ከወጡ ዘፋኞች ነው። በጣም እውቅናና በኢትዮጵያ ባቀነቀነው ዘፋኞቹ በአንድ ድምጽ በሁሉም ማህበረሰብ ተወዳጅነት ማግኘት የቻለ ኢትዮጵያዊ ዘፋኝ ነው ።

ካሳች ቡና ቤት። ካሰች ቡና ቤት የምትገኘው አባይ ማዶ ባህር ዳር ውስጥ ሲሆን ካሰች ቡና ቤት በሀያ አምስት ብር ሻሂ በአስራምስት ብር ቡናና ሻይ ስፕሪስ የምታዘጋጅ ቆንጅዬ ሴት ናት።

የኢትዮጵያ ባንድራ አረንጓዴ ፣ቢጫ፣ ቀይ ያሸበረቀይ ባንድራ የራሳቸው የሆነ ስያሜ አላቸው። ሶስቱም ቀለማትከነዚያ መካከል አረንጓዴው ልምላሜን ያመለክታል ፤ቢጫው ተስፋን ቀዩ ደግሞ የኢትዮጵያን የተጋደሉባትን ደም ያፈሰሱባትን ሀገር ያመለክታል።

የኢትዮጵያን የፋሽን ኢንዱስትሪ ለማስተካከል የጉራጌ ዉስጥ የምትገኘውን ቢጫ አለባበሳቸውን ወደ ተለያዩ የፋሽን አለባበሶች እየተቀየሩ ይገኛሉ:: ከእነዚያ ማዕከል ቢጫ ኮቶች ተጠቃሽ ናቸው ::

እነዚህ ሰዎች መልካቸውን ለማሳመር ወይም የተፈጥሮ ውበታቸውን ለማጉላት የሚጠቀሙባቸው እንደ ቅባት፣ ዱቄት፣ ሊፕስቲክ ያሉ የተለያዩ ምርቶች ናቸው። ቆዳን ለመንከባከብና ውበትን ለመጠበቅ ያገለግላሉ።

የትምወርቅ ቡና ቤት የምትገኘው በባህር ዳር በቀበሌ አስራሁለት ሲሆን ይችህ ቡና ቤት የዋጋዋ አሪፍ የምትባል በአስር ብር ለማህበረሰቡ አገልግሎት እየሰጠች ቡና ቤት

ራስን ከምናስጌጥባቸው መንገዶች አንደኛው የባህላዊ አልባሳት አሉ እነዚህ ቀሚሶች አሉ እነዚህ ቀሚሶች በሴት ልጃ ገረዶች በጥምቀት በዚህ መንገድ ራሳቸውን ያስጌጣሉ እና ውብ ሁነው ይታያሉ በአደባባይ ።

ሶፍት የሱፐር ማርኬት ምርት ሲሆን የሚያገለግለው የተለያዩ ጽዳትን ለመጠበቅ እና ሽንት ቤት በኋላ ሰውነትን ለማጽዳት የሚውል የሱፐር ማርኬት ምርት ነው።

በአማራ ክልል ካሉ ከተሞች መካከል የሆቴልና ውብ ይህን የስነ ህንፃ ግንባታ ያለባት ከተማ የባህር ዳር ከተማ ነች። እናም በስነ ህንፃ በኩል ብዙ መሰራት የሚቀራት ከተማ ነች።

ሀባብ እንግዲህ በጣም በከፍተኛ የሆነ በውሃ መጠን ያለው እና ለሰውነታችን ውሃን ለማቅረብ የሚችል የአትክልትና ፍራፍሬ አይነት ነው ። ይህ ሀባብ በተለያዩ በረሃማ አካባቢዎች ሊበቅል ይችላል ።

ጠጅ ከነዚህ መጠጦች ዉስጥ አንደኛው ነው። ጠጅ የሚዘጋጀው በማርና በጌሾ ነው እና ይህ አልኮላማ የሆነ መጠጥ እና በኢትዮጵያ ለበዓላትና ለተለያዩ ክበረ-በዓላት የሚዘጋጅ የመጠጥ አይነት ነው።

የሰሜን ተራሮች ብሄራዊ ፓርክ ተጠቃሽ ሲሆን የተፈጥሮ ቦታወች ይህ የተፈጥሮ ቦታዎች ብርቅየ የሆነውን ቀይ ቀበሮ እና የጭላዳ ዝንጀሮ የያዘ የተፈጥሮ ቦታ ነው።

የጥምቀት ባህል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንዱ በዓለ ሲሆን ይህም በአል የሚከበረው በአደባባይ በመውጣት የጌታችን ኢየሱስ ክርስቶስ በቅዱስ ዮሐንስ መጠመቁን አስመልክቶ ች የሚደረጉ የሃይማኖታዊ ስርአት ነው።

የስሜን ተራሮች ብሔራዊ ፓርክ የመልካም ምድር አቀማመጥ እንግዲህ ወጣገባ የሆነ የመልካም አቀማመጥ ሲኖረው ወጣ ጭጋግአማና ዝናባማ የአየር ንብረት እንዲኖረው አድርጎታል።

ብርቱካን ከእነዚህ ተጠቃሽ የምርቶች ተጠቃሽ ነው። ይህ ብርቱካን በቫይታሚን የበለፀገ ነው። ለሰውነታችን ጥንካሬ እና ህይል የሚሰጥ የአትክልትና ፍራፍሬ ምርት ነው። ይህ የአትክልትና ፍራፍሬ ምርት ጤናችንን ለመጠበቅ ወሳኝ ነው።

የታሸጉ ምርቶች ከነዚህ ምርቶች ተጠቃሽ ናቸው። እነዚህ የታሸጉ ምርቶች የተለያዩ ፋብሪካ ምርቶች በዱቄት መልኩ የተዘጋጁ ምርቶች ሲሆነ ለህጻናት ተመራጭ የሆኑ ምርቶች ናቸው።

የኮንዶሚኒየም መኖሪያ ቤት ተጠቃሽ ነው፤ ከነዚህም መኖሪያ ቤቶች እንዴ በማህበረሰብ ተደራጅተው በማህበር ተደራጅተው የሚሰሩት ቤቶች ናቸው። እነዚህ መኖሪያ ቤቶች ለአብዛኛው ሰው መኖሪያ ቤት አቀርቦት ችግርን ሊፈቱ ይችላሉ።

ውብ የሆነው ቅዱስ ላሊበላ ቤተክርስቲያን አሰራር በኢትዮጵያ ብሎም በአማራ ክልል ድንቅ የሆነ በቀደምት ላሊበላ የተገነባ ህንፃ ነው። ይክህንፃ ከሺ በላይ ዘመናትን አስቆጥሯል።

የእህል ምርት የእህል ምርት እንግዲ ጤፍን ሊያጠቃልላል ይችላል ይህ ጤፍ ከግብርና ከተመረተ በኋላ ነጋዴዎች አልፎ ከነጋዴዎች በኋላ ደግሞ ለሸማቾች ወይንም ለማህበራት ተከፋፍል ሊሸጥ ይችላል።

ዊቅ ለሴት የሚሰራ የጸጉር አሰራር ሲሆን ይህ ዊግ ተፈጥሯዊ ያልሆነ ጸጉር በመቀጠል እራሳቸውን የሚይስዉቡበት የጸጉር መሳሪያ ነው።

የህክምና ስራ እንግዲህ የህክምና ስራ አንድ ሰዉ በሆስፒታል ወይም በተቋማት ተቀጥሮ ለማህበረሰቡ የጤና አገልግሎት የሚሰጥ የስራ መስክ ነዉ።

የመኖሪያ ቤት መሠረተ ልማት እንግዲህ የመኖሪያ ቤት መሰረተ ልማት በመንግስት አማካኝነትና ማበራት ሊደረግ የመሰረተ ልማት አገልግሎት ነው :: ከነዚያ መካከል የኮንዶሚንየም ግንባታዎች ይጠቀሳሉ :: እነዚህ የኮንዶሚኒየም መሰረተ ልማት አገልግሎቶች ለብዙ ሰዎች የመኖሪያ ቤት አቅርቦት ሊፈቱ ይችላሉ ::

ላሊበላ ውብ የሆነ የቱሪዝም መስህቦች ኢትዮጵያ ካሏት የቱሪዝም መስህብ አንደኛው ሲሆን ይህ የቱሪዝም መስህብ በኢትዮጵያ በአማራ ብሔራዊ ክልላዊ መንግስት ያለ ቦታ ነው።

ሞተር ቀልጣፈ ከሆኑ ተሽከርካሪዎች ውስጥ አንዱ ነው ይህ ሞተር እንግዲህ ሁለት ሰው የመያዝ አቅም አላት 2 እግር ተሽከርካሪዎች በነዳጅ አማካኝነት የምሽከረከር ተሽከርካሪ ነች።

የዋና ስፖርት ። የዋና ስፖርት በኢትዮጵያ በጣም ብዙ ተሳትፎ ያላደረገችበት አይነት ስፖርት ሲሆን ይህ ስፖርት በተፈጥሮው ብዙ ጉልበትን ሚጠይቅ እና ብዙ ምግብን አመጋገብን የሚጠይቅ አይነት ስፖርት ነው ።

ሙዝ ልታጭ የፊት መጠበቂነትና የውበት መጠበቂነት ተመራጭ የሆነ የውበት መጠበቂያ ነው። እና ለቆዳ ልስላሴ ተመራጭ ነው።

የኢፌድሪ መከላከያ ሰራዊት ባወጣዉ ማስታወቂያ አማካኝነት ብዙ ሰዎቸ ወደ መከላከያ ሰራዊቱ እየተቀላቀሉ ይገኛሉ። ይህ ማስታወቂያ ከ18 ዓመት በላይ የሆኑትን ብቻ ያወጣ የስራ ቅጥር ነዉ።

የመከላከያ ሰራዊት እንደሚታወቀው ብርቱ መከላከያ ሰራዊት የራሱ የሆን የባንዲራ መለያ ወይም አርማ ያለው ሲሆን መሳሪያ ያለ በመከላከያ የባንዲራ መከላከያ መሳሪያ የራሱ የሆነ መለያ አለው።

አብን የአማራ ብሄራዊ ንቅናዊ የፖለቲካ ፓርቲ ሲሆን ይህ የፖለቲካ ፓርቲ በምክርቤት ተወካዮች ውስጥ ወንበር የተሰጠው እና በአማራ ክልል ዉስጥ ምስረታውን ያደረገ የፖለቲካ ፓርቲ ነው።

ቦርዴ ተብሎ የሚትጠጣው ታዋቂ መጠጥ ሲሆን ይህ መጠጥ በተለያዩ የአገሪቱ ክፍል ይጠጣል። በተለይ ደግሞ በአማራ ብሔራዊ ክልሎች በስተ ምዕራብ ክልል ዉስጥ ይጠጣል። ይህ መጠጥ አስካሪ መጠጥ ነው።

የወለምታ ወይም የእግር ውልቃት በህክምና በባህላዊ ህክምና በተለያዩ መንገዶች ሊጠቀም ይችላል። ከነዛ መካከል በሰጠራ በማሰርና በጀሶ በመለደስ ባህላዊ ህክምና መፍትሄ ይሰጡታል።

የአበባ ምርት የአበባ ምርት በተለያዩ የ ትላልቅ የክልል ከተሞች የሚደረግ እና ለውጭ ሀገር የሚላኩ ምርቶች ናቸው ።እኒህ ምርቶች በባህር ዳር እና በአማራ ክልል እና በሀዋሳ ውስጥ በጣም በሰፊው ይሠራሉ።

የጎንደር ማህበረሰብ በሰሜናዊ አማራ ክፍል የሚገኝ ማህበረሰብ ሲሆን ፤ የራሱ የሆነ የአኗኗር፥ የአመጋገብ፥ ያለባበስ እና የክብረ በዓላት ያሉት ማህበረሰብ ነው።

መንግስት የመብራት ተደራሽነትን ለመቅረብ የተለያዩ ዝርጋታዎችን እና ትራንስፈርመሮችን እየተከለ ያለበት ሁኔታ ነው የሚገኝ በአሁኑ ሰዓት የሚገኝ ይህንንም መሰረተ ልማት አቀላጥፎ ማድረግ እንዳለበት አሚኮ ዘግቧል።

አካፋ ከልዩ ልዩ መሳሪያዎች መካከል አንዱ ሲሆን የሚያገለግለው የተለያዩ እቃዎችን ለማንሳት አሻዋዎችን ጭቃዎችን ለማንሳት እና ለመቀበል የሚውል ልዩ መሣሪያ ነው።

በጃጅ ባለ ሶስት እግር ተሽከርካሪ ስትሆን ሶስት ሰዎችን ትጭናለች። በከተማ ውስጥ አግልግሎት የምትሰጥ የተሽከርካሪ አይነት ናት። እና ስራ ለሚፈጥሩ ሰዎችም ቀለል ያለች ተሽከርካሪ ነች።

የኢትዮጵያ መከላከያ ሠራዊት ከህግ አስከባሪ ኃይሎች ጋር አንድ ናቸው :: የህግ አስከባሪ የሚሰራው የተለያየ ደንበርን ማስጠበቅና ሀገርን ከጠላት ኃይል የሚጠብቅ ተቋም ነው ::

የጣውላ መለያያ ማሽኖች የተለያዩ ወንበሮችን ለመስራትና የተለያዩ የጣውላ ምርቶችን በቅልጥፍና መንገድ ለመስራት የሚያገለግሉ የማሽን አይነቶች ናቸው። እነዚህ የጣውላ ማሽኖች የተለያዩ የዲናሞዎችና ብረታብረቶች ሊሰሩ ይችላሉ።

የውሀ መጠጥ አገልግሎት ከመሰረታዊ አገልግሎቶች አንዱ ሲሆን ይህም የውሀ መጠጥ አገልግሎት የሚሰጠው በአብዛኞች የገጠራማ ክፍሎች እጥረት እንዳለ ይታወቃል። ይህን እጥረት ለመፍታት መንግስት የከርሰ ምድር ውሃ አገልግሎት እያደረገ ይገኛል።

ዶሮ ከቤት እንስሳት ውስጥ አንዷ ስትሆን ይቺ ዶሮ እንቁላል በመጣል ጫጭቶቿን ምታራባ እና ለተለያዩ አገልግሎቶች ለስጋነት የምትውል የቤት እንስሳ ነች ።

ከኢትዮጵያ ወደ ተለያዩ አለም አገራት ተሰደዉ ሲሄዱ በሊቢያ በረሃዎች ኢትዮጵያዉያን ወገኖች እየሞቱ ይገኛሉ። ይህ ስደት አስከፊና አስቃቂ ሁኔታ ሰዎች እየሞቱ ስለሆነ ቢታቀቡ አሪፍ ነዉ።

የአዲስ አመት አከባበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አከባበር ሲሆን ይህ አዲስ አመት መምጣትን ተከትሎ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በእለተ ቅዱስ ዮሀንስ በስርአቱ ይከበራል።

አዷማ ከልዩ ልዩ መሳሪያዎች አንዱ ሲሆን ይህ አዷማ እንግዲህ የሚያገለግለው ለቁፋሮ አገልግሎት እና አንዳንድ ጊዜ ደግሞ ድንጋዮችን ለመሰባበር የሚውል አይነት መሳሪያ ነው። ይህ መሣሪያ ከብረትና ከእንጨት ሊሰራ ይችላል።

ተሽከርካሪ ወንበሮች ተጠቃሽ ናቸው::እነዚህ ተሽከርካሪ ወንበሮች አዲስ አበባ ውስጥ ለቢሮ ሰራተኞች ተመራጭ ይሆኑና በጀርባ ተደግፈው ብዙ ሰዓትስ ለሚቀመጡና ከሚነሱና እዛው እንዲሽከረከሩ ወንበሮች ናቸው::

ኢትዮጵያ በአሁኑ ሰዓት የተለያዩ ብጥብጦች ያሉባት አገር ስትሆን ይህንንም መንግስት ለመፍታት የተለያዩ የፖሊስ ኃይላትን እያስመረቀ ይገኛል። ከነዚያ መካከል በቅርቡ የኢፌድሪ መከላከያ ሰራዊት ያስመረቃቸዉ ተጠቃሽ ናቸዉ።

የፀጉር ማስያዣ እንግዲህ በሴቶች ለጌጣጌጥነት አንዳንድ የሚጠቀሟቸው ጌጣጌጦች አሉ ። በከለር ያሸበረቁ ውብ ሁነው እንዲታዩ ፀጉራቸውን ወደላይ ያደርጋሉ ።

የቼዝ ስፖርት ፦የቼዝ ስፖርት በጣም ጭንቅላት እና በጣም ውስብስብ የሆኑ ኬዞችን በመፍታት ጠጠሮችን በመቀርቀር የሚጫዎት የስፖርት ጨዋታ ነው።

ኮምፒተሮች ከኤሌትሮኒክስ መሳሪያዎች አንዱ ሲሆኑ እኒህ ኮምፒተሮች በ ድጅታሉን አለም ለማገናኘት እና ለተለያዩ ኮዲንጎች እና ለተለያዩ ፅህፈት አገልግሎቶችን ለመስራት ቀልጣፋ የሆኑ የኤሌትሮኒክስ መሳሪያዎች ናቸው እነዚህ መሳሪያዎች ።

ብራስሌቶች ተጠቃሽ ናቸዉ። ከእነዚህ ጌጣጌጦች ከብረታ ብረቶች ከጎማዎች እነዚህ ጎማዎች ደግሞ አምልኮት አላቸዉ በአንዳንድ ሰዎች።

የ ቁንጮ አሠራር በኢትዮጵያ ህፃናት የሚሰራ የፀጉር አሠራር ሲሆን፤ ይህ የ ቁንጮ አሰራር የፊት ጸጉራችንና በመቆረጥ በጀርባ ላይ የምትገኛትን እቺን ስርጉዷን ቦታ በመተው አይነት የሚሰራ የ ጸጉር አሰራር ነው።

የቡና ምርት እንግዲህ በኢትዮጵያ ብዙ የገቢ ምርት ከሚገኝባቸው የንግድ ምርቶች አንዱ ነው::ይህ የንግድ ምርት ከወደ ውጪ ከመላክ ጀምሮ በአገር ውስጥ ገበያም ብዙ ትርፍ የሚገኝበት የንግድ ምርት ነው ::

"የቅርጫት ኳስ:- እንግዲህ ይህ የቅርጫት ኳስ በስድስት ስድስት ሆነው የሚጫወቱት የኳስ አይነት ስለሆነ፣ ይህ ኳስ መሬትን መሬት ላይ በማንቀብቀብ በተቃራኒ የኳስ የተቃራኒ ቅርጫት ውስጥ ኳስ በማስከተት የሚደረግ የስፖ..."

በኩር ጋዜጣ በአማራ ሚዳ ኮርፖሬሽን ተዘጋጅታ የምትወጣና በየእለቱ ሰኞ ሰኞ ለህዝቡ ተደራሽነትን እና ተደማጭነትን ያገኘች ጋዜጣ ነች። ይቺ ጋዜጣ በጋዜጠኞች የምትታተም ነች።

የግብርና ስራ ይህ የግብርና ምርትን በማምረት የሚደረግ የግብርና ሰራ ሲሆን ይህ የግብርና ስራ በገጠራማ አካባቢዋች የተለመደ አይነት የግብርና ስራ ነው።

ብራና ከፅህፈት መሳሪያዎች ውስጥ አንዱ ሲሆን ይህ ብራና የሚዘጋጀው ከፍየል ቆዳ ወይንም ሌጦ ተብሎ ከሚሰራው መሳሪያ ሲሆን ይህ ቆዳ ለሽህ አመታት ድረስ በስርዓት ከተቀመጠ ንፅህናውን ጠብቆ የሚኖር የፅህፈት መሳሪያ ነው። በኢትዮጵያ የባህላዊ የፅህፈት መሳሪያ ነው።

የቪላ መኖሪያ ቤቶች ፦ የቪላ መኖሪያ ቤቶች የሚባሉት በተወሰኑ ካሪዎች ላይ ያረፉና ለአንድ ሰው በአንድ ግቢ ለአንድ ሰው ብቻ የሚኖርባቸው አይነት መኖሪያ ቤቶች ናቸው ። ላንድ ቤተሰብ ብቻ የሚኖርባቸው መኖሪያ ቤቶች ናቸው ።

አዞ ከዱር እንስሳቶች ውስጥ አንዱ ሲሆን ይኽ አዞ በተለይ በውኃማ በበዛባቸው አካባቢዎች የሚኖር የዱር እንስሳ ነው።

በሬ ከቤት እንስሳት ውስጥ አንዱ ሲሆን በሬ እንግዲህ በኃይለኛነቱ እና በተዋጊነቱ የሚታወቅ የቤት እንስሳ ነው። ይህ የቤት እንስሳ ለእርሻ አገልግሎት ሊሆን ይችላል። በተጨማሪ ደግሞ የተለያየ ለስራ አገልግሎት ሊሆን ይችላል።

እንጥል የማስቧጠጥ ባህል አለ ይህ ጎጂ ባህላዊ ድርጊቶች ውስጥ አንዱ ሲሆን በዚህ ባህል አማካኝነት ብዙ ሰዎች ለኤች አይ ቪ እና ለተለያዩ የሞት አደጋዎች እየተጋለጡ ይገኛሉ ። በተለይ በህፃናት ላይ ይህ ጎጂ ባህላዊ ድርጊት እንደሚደረግባቸው ያመለክታል ።

በሬ ከቤት እንስሳት ውስጥ አንዱ ሲሆን ፤ ይሄ የቤት እንስሳ ለእርሻ አገልግሎትና ለስጋ ወይም ለእርድ የሚውል የቤት እንስሳ ነው። ይህ የቤት እንስሳ በግዙፍነቱ የሚታወቅ የቤት እንስሳ ነው።

የቢ.ኤስ.ሲ ወይም ማስተርስ ትምህርት ተጠቃሽ ነው። ከነዚህ ከትምህርት ዘርፎች መካከል ይህ የትምህርት ዘርፍ አንድ ሰው ድግሪ ከጨረሰ በኋላ ወደ ሁለተኛነት የሚቀጥል ከዶክተር እና ከድግሪ መካከል ያለ የትምህርት አይነት ነው።

ቤት ቡና ቤት : ቤት ቡና ቤት የሚገኘው በአማራ ክልል በእንጅባራ ከተማ ሲሆን ይህ ቡና ቤት ከክልሎች ቡና ቤት ለየት የሚያደርገው ጣፍጭ በሆኑ ቡናዎቿ እና በቅቤ በምታዘጋጀው ቡናዎቿ ነው።

የቡና መፍጫ ማሽን ከቤት እቃዎች ውስጥ አንዱ ሲሆን ይህ የቡና መፍጫ ማሽን ቀልጣፋ ስራዎችን ለማካሄድ እና ቡናን በልዩ መልኩና በፍጥነት ለመፍጨት የሚያገለግል መሳሪያ ነው።

የአክሱም ሰነ ህንፃ ግንባታ በውብ መልኩ የተሰራ ህንፃ ሲሆን ይህ የስነ ህንፃ ግንባታ የመስኮቶች እና በሮች ያሉት የኢትዮጵያ በጥንት በአክሱም ጊዜ የተገነባ ስነ ህንፃ ነው ።

የሽመና ስራ ፦ ይህ የሽመና ስራ ተጠቃሽ ነው ። የሽመና ስራ ለማህበረሰቡ የተለያዩ የብረታ ብረት ስራዎችን የሚያቀርብበት ስራ ነው ።

ጋሪ ከፈረስና ከእንጨት የሚሠራ መጓጓዣ ሲሆን ይህ ጋሪ እንግዲህ ቀለል ያሉ እቃዎችን ለማጓጓዝ የሚውል መጓጓዣ ነው።

ብራስሌት ተጠቃሽ ነው። ከነዚህ ጌጣጌጦች መካከል ብራስሌት እንግዲህ ከብረቶች እና ከሀብሎች ሊዘጋጅ ይችላል። እና በተጨማሪም ከ

ዘንባባ ከእጽዋቶች አንዱ ሲሆን ይህ ዘንባባ በተለይ በባህር ዳር እንዲሁም በተለያዩ የክልል ከተሞች ሊበቅል የሚችል እፅዋት ነው። ይህ እጽዋት ብዙ ዓመትን መቆየት የሚችል እፅዋት ነው።

ጠላ ጠላ እንግዲህ የሚዘጋጀው በኢትዮጵያ ባህላዊ መጠጥ ሲሆን ይህ መጠጥ የሚዘጋጀው ከተለያዩ የበቆሎ እና የበቆሎ ምርቶችን በመጠቀም ነው።

የቀንድ ከብት ግብይት እንግዲህ የሚካሄደው በከብት ገበያ ሲሆን። ይህ የቀንድ ገበያ በሻጮች እና በገዥዎች መካከል በብር እና በከብት የሚለዋወጡበት የገበያ ቦታ ነው። ይህ ከገበያ ቦታ መንግስት ብዙ ቀረጥ እንደሚያገኝበት ይታወቃል።

የገና ስነ ስርዓት እንግዲህ የጌታችን መድኃኒታችን ኢየሱስ ክርስቶስ መወለድ ተከትሎ በአመት አንዴ የሚከበር ስነ-ስርዓት ነው። በዚህ ክብረ በዓል የኦርቶዶክስ ተዋህዶ ቤተክርስቲያን ምዕኖች ተደምረው ወጥተው በአንድ ላይ የሚያከብሩት በዓል ነው።

አብይ በአሁኑ ሰዓት የኢትዮጵያን ፖለቲካ እየመሩ ያሉ መሪ ሲሆን እኝህ መሪ በአሁኑ ሰዓት ወደ ስልጣን ከወጡ አራት አመት ሆናቹሃል ። በቀጣይ ዓመት ምርጫ ይካሄዳል ተብሎ ይታሰባል ።

ሀብል ከጌጣጌጦች አንድኛው ሲሆን ይህ ሀብል በዋጋው ውድ የሆነ ጌጣጌጥ ነው። ከአንገት ላይ የሚደረግ አንዳንዴ ደግሞ ከእጅ የሚገባ ጌጣጌጥ ነው። ይህ ጌጣጌጥ።

ቅዱስ ላሊበላ ውብ ከሆኑ የቱሪስት መስህቦች ውስጥ አንዱ ሲሆን ይህ የቱሪስት ኢትዮጵያ ብዙ ገቢዎችንባቸው ኢትዮጵያውያ ምታገኝባቸው የቱሪስት መስህቦች ውስጥ አንዱ ነው

የጎንደር ባህላዊ አለባበስ የተለያዩ የፋሽን ምርቶች ይገኛል። ይሄ የጎንደር ባህላዊ አለባበስ የሆነው የጃኖ አለባበስ ወይም የጃኖ አለባበስ በተለያዩ ፋሽን አልባሳት እየተቀየረ ነው።

ጣና ከውብ መናፈሻማ ቦታዎች ውስጥ አንደኛው ሲሆን፤ ይህ ጣና የሚገኘው በአማራ ብሔራዊ ክልላዊ መንግሥት በባህር ዳር ዋና ከተማ ይገኛል። ይህ የጣና መናፈሻ በጥልቀቱ 9 ሜትር ያለውና በውብ የሆኑ መርከቦች በመዝናናት ጊዜያችሁን ማሳለፍ ትችላላችሁ።

አንድ ማህበረሰብ እራሱን በተለያየ መንገዶች ሊያስጌጥ ይችላል። ከእነዚያ መካከል የደቡብ ብሔር ብሔረሰቦች ዉስጥ ተጠቃሽ የሆነዉ የኮንሶ ማህበረሰብ እራሱን የሚያስጌጥበት መንገድ አለ። ይህ እራሱን የሚያስጌጥበት መንገድ ከቀይ አፈር ሰዉነታቸዉን በመቀባት እራሳቸዉን ዉብ ሆነዉ ለመታየት ሊያስጌጡ ይችላሉ። የማህበረሰቡ እሳቤ ነዉ።

የመጠጥ ውሃ መሠረታዊ አገልግሎት ተጠቃሽ ናቸው ከነዚህ ከነዚህ የመጠጥ ውሃዎች ውስጥ ወደተለያዩ የከተማ አካባቢዎች የከርሠምድርን ውሃ የማቅረብ አገልግሎት ነው

ፖሊሶች ከህግ አስከባሪዎች ውስጥ ተጠቃሽ ናቸው ፖሊሶች እንግዲህ ህግን የሚያስከብሩ ወንጀለኛን በማሰር ለፍርድቤት በማቅረብ ፍትህ ካገኙ በኋላ ወደ ፖሊስ ጣቢያ ወስዶ ያስሩታል እና ህግን በዚህ መልኩ ያስከብራሉ።

የህዝብ ተሽከርካሪዎች ዉስጥ አንደኛዉ የሀገር አቋራጭ ባሶች ተጠቃሽ ናቸዉ። ከእነዚህ መካከል ሰላም ባስ ተጠቃሽ ናቸዉ። ሰላም ባስ ከባህርዳር ተነስቶ እስከ አዲስ አበባ ዘጠኝ ሰዓት ይወስድበታል።

ባህርዳር ውስጥ ከሚገኙ ትልቅ መናፈሻዎች ውስጥ ግራንድ ሆቴል ተጠቃሽ ነው። ይህ ግራንድ ሆቴል ቅንጡና ውብ የሆኑ የመዋኛ ገንዳዎች ያሉትና የመናፈሻ ሆቴል ነው።

የቶርሽን ጫማዎች እኚህ የቶርሽን ጫማዎች ከጨርቃጨርቅ የሚዘጋጁ እና ለእግር ቀለል ተደርገው የሚሰሩ የጫማ ምርቶች ናቸው:: እነዚህ ለሯጮች እና አንዳንዴ ቶሎ ለመንቀሳቀስ አይነት የሚያገለጉ የጫማ ምርቶች ናቸው::

ነጠላ ጫማዎች ተጠቃሽ ናቸው ። እነዚህ ነጠላ ጫማዎች ሲሊፐሮች ከላስቲኮችና ከጎማዎች ከቆዳዎች ጭምር ሊዘጋጁ ይችላሉ ።ሻወር ስንወስድ እና ከቤት ውስጥ አንዳንድ እንቅስቃሴዎች ተመራጭ የሆኑ የጫማ አይነቶች ናቸው።

...የፀጉር ጌጣጌጦች ተጠቃሽ ናቸው፤ አነዚህ የፀጉር ጌጣጌጦች ሴቶች ልጃገረዶች ፀጉራቸው ላይ በማድረግ ዉብ ሁኖ ለመታየት የሚያደርጉት የጌጣጌጥ ናቸው። ከእነዚያም መካከል ፅጌሬዳ አበባ ለአድስ አመት ተጠቃሽ ነው።

የውይባ ጭስ ፦ የወይባ ጭስ እንግድህ በወሎ አካባቢ በጣም በተለምዶ የሚመረት አይነት ጭስ ነው። ይህም ምርት ሴቶች ልጅ አገረዶቻችን ቆዳቸውን ላማለስለስ የሚጠቀሙት የጭስ ነው።

ፖሊስ ከህግ አስከባሪዎች ውስጥ አንደኛው ሲሆን ይህ ህግ አስከባሪ እንግዲህ ወንጀለኛን ለመቅጣትና ለፍርድ ለማቅረብ የሚሰራ የህግ አስከባሪ ነው ይህ ህግ አስከባሪ ተጠሪነቱ ምናልባት ለፌዴራልም ለክልልም ፖሊስ ሊሆን ይችላል።

የመንገድ መሰረታዊ የአገልግሎት ከተጠቃሽ ላይ የመንገድ መሠረታዊ አገልግሎት በገጠራማ አካባቢዎች ላይ በደንብ ሊሰራበት የሚገባ መሰረታዊ ልማት አገልግሎትና አንድ ማህበረሰብ ከአንድ ማህበረሰብ ጋር ለማገናኘ ት ጉልህ ሚና ያለው ይህም መሰረታዊ አገልግሎት ነው

ድስት ከቤት እቃዎች ውስጥ ተጠቃሽ ሲሆን እንግዲህ ድስት የሚዘጋጀው ከሸክላ ምርቶች ይዘጋጃል እና ቀልጣፋ የሆነ ሽሮን ለመስራትና ጣፋጭ የሆኑ ምግቦችን ለመስራት የሚውል የቤት ዕቃ ነው ።

ዶክተር ክንዴ የጥርስ ህክምና ክሊኒክ፤ ይህ የጥርስ ህክምና ክሊኒክ መቀመጫውውን በባህርዳር ያደረገ እና በንቁ እና ስፔሻሊቲ ባደረጉ ዶክተሮች የጠቅላላ ህክምና የሚሰጥ ተቋም ነው። ይህ ተቋም ለጥርስ መቦርቦር እና ለተለያዩ ጥርሶች መፍትሄ ይሰጣል።

ኢትዮጵያ ዉስጥ እየተደረገ ያለውን ጦርነት ለማስቆም መከላከያ ሰራዊት ጣልቃ እየገባ ይገኛል ከነዚህም ቦታዎች ዉስጥ የአማራ ክልል አንዱ ተጠቃሽ ነው። ይህንን ዜና የዘገበው የኢቲቪ የኢትዮጵያ ብሮድካስት ኮርፖሬሽን ነው።